ሹሩባ ሴቶች ፀጉራቸውን ከፊት ወደ ሁላ የሚሰሩበት የፀጉር አሰራር አይነት ሲሆን በድሮ ጊዜ ጀግና ወንዶች ሹሩባ ይሰሩ ነበር:: ለምሳሌ አፄ ቴዎድሮስ ሹሩባ መሰራት ለፀጉራችን ምን ይጠቅማል?

ፌስቡክ ብዙ ሰዎች ከሚጠቀሟቸው የማህበራዊ ሚድያ ገፆች አንዱ ነው ። በፌስቡክ ሰዎችን ማግኘት የሰዎችን ፎቶ ማየት የራሳችን ፎቶ መልቀቅ እንዲሁም የተለያዩ መዝናኛ ፕሮግራሞችን ማየት እንችላለን ። ፌስቡክ ለምን ለምን ይጠቅማል?

የማህበረሰብ ባህል የአንድን አካባቢ የአመጋገብ፣ የአለባበስ፣ የአነጋገር ሁኔታ የሚያሳይ ሲሆን የአንድ ማህበረሰብ ባህል ከሌላው ማህበረሰብ ባህል ይለያያል። እንደት አድርገን የማህረሰባችንን ባህል እናስጠብቅ።

የታሸጉ የሱፐር ማርኬት እቃዎችን በምንገዛበት ጊዜ የተሰሩበትን ቀን እስከመቼ መጠቀም እንደምንችል እንዲሁም ደግሞ የተለያዩ የአጠቃቀም ሂደቶችን መመልከት ያስፈልጋል:: የተዘጋጁ የሱፐር ማርኬት ምግቦችን እንዴት እናቀርባለን?

አፈታሪክ የምንላቸው ከድሮ ሰዎች በቃል እየተላለፉ እንዲ ሆኗል እንዲህ ተደርጓል እያሉ የነገሩን ታሪኮች ነው። አፈታሪኮች እውነትን ውሸትን ሊሆኑ ይችላሉ። በአገራችን ከሚነገሩ አፈታሪኮች ምን ምን መጥቀስ ይቻላል?

የሸክላ ስራ ጥበብ የሸክላ አፈርን በመጠቀም የተለያዩ የሸክላ ውጤቶችን መስራት ሲሆን በሀገራችን ለሸክላ ስራ ያለው አመለካከት ዝቅተኛ ነው። እንዴት የሸክላ ስራ ጥበብ እናሳድግ?

የነጻ ትምህርት እድል ሰዎች በተለያየ አጋጣሚ ወደ ውጭ ሀገር ሊሆን ይችላል ወይም ደግሞ እዚሁ ሃገር ውስጥ በነጻ የሚማሩበት እድል ነው። በከፍተኛ ውጤት በማምጣት ወይም ደግሞ የተለያዩ የኢኮኖሚ ችግሮች አማካኝነት የነጻ ትምህርት እድል ማግኘት ይቻላል። የነጻ ትምህርት እድል እንዴት እናግኝ?

የ ኦንላይን ንግድ በሀገር ውስጥ በይነመረብ በመጠቀም እቃ የመግዛትና የመለወጥ ሂደት ሲሆን እንዲሁም ደግሞ ከውጭ አገር እቃ የማስመጣጣት ሂደትንም የሚጨምራል በሀገራችን ውስጥ እንዴት የኦላላይን ንግድ እናሳድግ?

ውኃ ለሰውነታችን አስፈላጊ ከሆነ መጠጦች ውስጥ አንዱ ነው። የሰውነታችን አብዛኛው ክፍል የተሰራው ከውሃ ነው። ለምግብም እሽክርክሪት እንዲሁም ደግሞ ለተለያዩ አላስፈላጊ የሆኑ ቆሻሻዎችን ከሰውነታችን ለማስወጣት ይጠቅማል። አንድ ሰው በአማካኝ በቀን ውስጥ ምን ያህል ውሃ መጠጣት አለበት?

ትምህርት ቤት ሰዎች ከልጅነታቸው ጀምሮ የተለያዩ እውቀቶችን የሚያገኙበት የመሰረታዊ የአገልግሎት ተቋም ነው ።በሀገራችን የትምህርት ተቋማት እየተስፋፉ ይገኛሉ። የትምህርት ተቋማት ጥራትን እንዴት እንጠብቅ?

የጭቃ ቤት ወደገጠራማው የኢትዮጵያ አካባቢዎች ከጭቃ፤ ከሳር እንዲሁም እንጨት በመጠቀም የሚሰሩ የቤት አይነቶች ናቸው። በቀላሉ ለአደጋ ይጋለጣሉ፤ ነገር ግን ከድሮ ጀምሮ ሲጠቀሙባቸው የኖሩ የቤት አይነቶች ናቸው። የጭቃ ቤቶችን እንዴት ወደዘመናዊ የቤት አሰራር እንቀይር?

የህንጻ ግንባታ መሰረት ከማውጣት ጀምሮ እስከህንጻው መጨረሻ ድረስ ያለውን ሂደት ያጠቃልላል። መሰረት ማውጣት፣ መሙላት እንዲሁም ደግሞ ኮለኖችን ማቆም ቆርቆሮ መምታትን ያጠቃልላል። ለህንጻ ግንባታ የሚያስፈፍልጉ መሰረታዊ ግንባታዎች ምን ምን ናቸው።

የኢትዮጵያ ባንዲራ ሶስት የተለያዩ ቀለም ያሉት ሲሆን አረንጓዴ ልምላሜን ያመለክታል፤ ቢጫ ተስፋ እንዲሁም ደግሞ ቀዩ ቀለም ለሀገር የተከፈለውም መስዋዕትነት ያመለክታል። የኢትዮጵያ የመጀመሪያው የባንዲራ ቀለም ምን አይነት ነበር?

ዎጌሻ ሰዎች ሲሰበሩ ወይም ደግሞ የተለያየ አደጋ ሲደርስባቸው የሚታከሙበት የባህላዊ ህክምና አይነት ነው። በሃገራችን ያሉ የባህልዊ ህክምናዎችን እንዴት እናስፋፋ?

የአንገት ሀብል ሰዎች ለመዋታቸው ላይ የሚያደርጉት ጌጥ ሲሆን የአንገት ሀብል ከወርቅ፣ ከብር እንዲሁም ደግሞ ከአልማዝ ሊሰራ ይችላል። ወንዶች ምን አይነት የአንገት ሀብል ያደርጋሉ?

የእጅ ስልክ ሰዎች ጋር ለመገናኘት ከምንጠቀምባቸው የኤሌክትሮኒክስ ውጤቶች ውስጥ አንዱ ነው የእጅ ስልክ በስልክ ከማውራት በተጨማሪ ፎቶ ለመላላክ፥ ለማየት እንዲሁም የተለያዩ የመዝናኛ ምስሎችን ለማየት እንጠቀምበታለን። ኢትዮጵያ ውስጥ የእጅ ስልክ መቼ ተጀመረ?

ቴሌቪዥን በምስል የተለያዩ ፕሮግራሞችን የምን አይበት የቤት ዕቃ ነው ቴሌቪዥን በኤሌትሪክ ይሰራል እንዲሁም ብዙ የመዝናኛ ፕሮግራሞችን ማየት ይቻላል የህፃናት የአዋቂዎች እንዲሁም ሌሎች ትምህርት አዘል ፕሮግራሞችን ማየት ይቻላል ቴሌቪዥንን መቼ መቼ ማየት እንችላለን።

ሰበር ዜና በተለየ ክስተት ወይም ደግሞ በተለየ አደጋ የተፈጠረን አድስ ነገር ለመናገር የምንጠቀምበት የዜና አይነት ነው። ሰበር ዜና ሁሌ ከምንሰማው ዜና በተለየ ሁኔታ ይነገራል። ሰበር ዜናን ማን ያቀርብልናል?

የስራ ማስታወቂያ ሰዎች ስራ ለመፈለግ ስለ ስራዉ ምንነት ስለ ስራዉ ደሞዝ እንዲሁም ደግሞ ስለ አስፈላጊ መስፈርቶችን የሚያዩበት የማስታወቂያ አይነት ነዉ። እንዴት የስራ ማስታወቂያን ዘመናዊ እናድርግ?

ካሮት በኢትዮጵያ ዉስጥ የሚዘወተር አትክልት ነው። ካሮት ስሩ ከሚበሉ አትክልት ዉስጥ አንዱ ነው። ካሮት ለአይን ጥራት የሚጠቅም ቫይታሚን እንዲሁም ለበሽታ ተከላካይ የሚጠቅሙ የተለያዩ ቫይታሚኖችን በዉስጡ ይዟል። ካሮት እንዴት ይበቅላል?

ልቦለድ መፅሀፍት ከእውነታው አለም የራቁ ደራሲው ከራሱ አእምሮ አመንጭቶ የሚፅፋቸው የመፅሀፍት አይነት ናቸው። ከአገራችን ታዋቂ ከሆኑ ልቦለድ ደራሲያን አንዱ ሀዲስ አለማየሁን መጥቀስ እንችላለን። ልቦለድን መፅሀፍትን እንዴት መፃፍ እንችላለን?

የመንገድ ላይ ህግ አስከባሪ መንገድ ላይ የሚደረጉ ህገወጥ ስራዎችን እንዲሁም የተለያዩ ግጭቶችን ለመከላከል የሚሰራ ህግ አስከባሪ ነው። ህግ አስከባሪዎችን እንዴት አድርገን እንርዳ እንዴት አድርገን እናግዛቸው?

መመገበያ ቁሳቁሶች ቤት ውስጥ ምግብ ለመመገብ ምንጠቀምባቸው ቁሳቁሶች ናቸው። እነዚህ ቁሳቁሶችን ስንጠቀም ንጽህናቸውን በአግባቡ መጠበቅ አለብን። ምን ምን የመመገቢያ አይነት ቁሳቁሶችን መግዛት እንችላለን?

ባህላዊ መጎጃ በሀገራችን ውስጥ በገጠር አካባቢ አካባቢ ያሉ ሰዎች ከቦታ ቦታ ለመንቀሳቀስ እንዲሁም እህሎችን ከአንድ ቦታ ወደሌላ ቦታ ለመውሰድ የሚጠቀሙባቸው ናቸው። ባህላዊ መጓጓዝ እንዴት እናሻሽል?

የጾም ምግብ በተለያየ የሃይማኖት ተቋም ውስጥ ያሉ ሰዎች በሚጾሙበት ጊዜ የሚበሏቸው የምግብ አይነቶች ናቸው። ስጋና እንድሁም ደም የነካቸውን ምግቦች እንድሁም እንቁላልና ወተትን ይጨምራል የጾም ምግብ መቼ መቼ መብላት አለብን?

የዩኒቨርስቲ ትምህርት በከፍተኛ ትምህርት ተቋም ውስጥ የሚሰጥ ትምህርት ሲሆን ተማሪዎች የሁለተኛ ደረጃ ትምህርት ካጠናቀቁ በኋላ የመግቢያ ፈተና አልፈው የሚገቡበት ትምህርት ነው። በኢትዮጵያ ውስጥ ወደ የዩኒቨርስቲ ትምህርት ለመማር የሚያስፈልጉ መስፈርቶች ምንድን ናቸው።

የኢትዮጵያ ባዲራ በዋናነት ሶስት ቀለማትና ኮከብ በሰማያዊ መደብ አለው። ሶስቱ ቀለማት አረጓዴ ቢጫና ቀይ ናቸው። አረጓዴ ልምላሜን ቢጫው ተስፋን ቀዩ መስዋትነትን ያመለክታል። የመጀመርያው የኢትዮጵያ ባዲራ ምንን ይመስላል?

የህፃናት መዝናኛ ልጆች በእረፍት ጊዚያቸው አዕምሯቸውን ለማሳረፍ የሚሄዱባቸው ቦታዎች ናቸው። በሀገራችን ያሉ የህፃናት መዝናኛ ቦታዎችን እንዴት እናስፋፋ?

የቡና መፍጫ ማሽን ቡና ከተቆላ በኋላ ወደ ዱቄት ለመቀየር የምንጠቀምበት መሳሪያ ነው ። በድሮ ጊዜ የቡና ማፍጫ ማሽን አልነበረም ። ቡና መፍጫ ማሽንን እንዴት እንጠቀመዋለን ?

የቴሌቭዥን ማስታወቂያ የተለያዩ ድርጅቶች ራሳቸውን ለማስተዋወቅ በቴሌቭዥን በሚታዩ ፕሮግራሞች መሃል ወይም እረፍት ላይ የሚታዩ ማስታወቂያዎች ናቸው። የቴሌቭዥን ማስታወቂያዎች ድርጅቶች ለምን ለምን ይጠቀሙባቸዋል?